ማስጌጥ/ማደስ፦ ማደስ ከማስጌጥ ተግባራት አንዱ ሲሆን ማደስ ያረጁና በኢድሚቸው ረጂም ጊዜ ያስቆጠሩ ነገሮችን ለማደስ ወይም ለማስጌጥ እንጠቀምበታለን።

ተፈጥሮ እና አካባቢ፤ ደመና ፦ ደመና ከ አካባቢ አይነቶች ውስጥ አንዱ የተፈጥሮ ክስተት ሲሆን ደመና በተለይም ዝናብ ሊጥል ሲል የሚከሰት ነጭ ቀለም ያለው ክስተት ነው። ስለዚህ ስለ ደመና ማለት የሚፈልጉት ነገር አለ?

ማህበረሰብና ቤተሰብ ነገድ። ነገድ ከማህበረሰብ ቤተሰብ አይነቶች ውስጥ አንዱ ሲሆን ነገር የተለያዩ ጎሳዎች በአንድ ላይ በመደራጀት የሚፈጥሩት የአደረጃጀት አይነት ነው። ሌሎች ስለ ነገድ ጥቅሞች እና የተባሉ ነገሮች ያውቃሉ?

ባንዴራና መለያ ፦ የኢትዮጵያ ባንዴራ ፦ የኢትዮጵያ ባንዲራ አረንጓዴ ፣ ቢጫ እና ቀይ ቀለማትን የያዘ የባንዲራ ዓይነት ሲሆን ያውም የኢትዮጵያን ተጋድሎና ስለ ኢትዮጵያ ወደፊት ራዕይ የሚያሳዩ መልዕክትን ያዘለ ባንዲራ ነው ። ሌሎች የባንዲራውን መልዕክቶች ሊነግሩን ይችላሉ ?

ሙዚቃ የማሲንቆ ሙዚቃ የማሲንቆ ሙዚቃ ከሙዚቃ ዓይነቶች ውስጥ አንዱ ሲሆን ፤ ይኸውም ባህላዊ መሳሪያ የሆነው ማሲንቆውን በመጠቀም የምንጫወተው እና በአዝማሪዎች የሚዘወተር የሙዚቃ ዓይነት ነው። እርስዎ የማሲንቆ ሙዚቃ ይመቹዎታል?

ታዋቂ መሪወች አባቶች ሀጅ ሙፍቲ፦ ሀጅ ሙፍቲ በእስልምና ሃይማኖት ዉስጥ ከፍተኛውን የአመራር ድርሻ የሚወስዱ ሸህ ሲሆኑ ሀጅ ሙፍቲ ስለ ሰላም በመስበክ እና ሰላምን ለማስፈን በሚያደርጉት ጥረት ዪታወቃሉ። ከዚህ በፊት ስለ ሀጅ ሙፍቲ ሰምተው ያውቃሉ?

መጻሕፍት ፣ መጽሄት እና ጋዜጣዎች፦ የእውቀት ማህደር ፦ የእውቀት ማህደር አጠቃላይ ስለሆኑ ነገሮች መረጃ የሚሰጠን ፣ በኢትዮጵያ ውስጥ ተወዳጅነት ካገኙ መፅሕፍት ውስጥ አንዱ ሲሆን በተለያዩ ክፍሎች የቀረበ የመጽሐፍ አይነት ነው ። ሌሎች ስለ እውቀት ማህደር የተባሉ ነገሮችን ያውቃሉ ?

ስፖርት የውሃ ዋና የውሃ ዋና ከስፖርት ዓይነቶች ውስጥ አንዱ ሲሆን ፤ የውሃ ዋና በአትሌቲክሱ ውስጥ የሚመደብ እና የውሃ ውስጥ እሽቅድድም ውድድር የሆነ የስፖርት አይነት ነው። ስለ ውሃ ዋና ጠቀሜታዎች ሊናገሩ ይችላሉ።

ዜና ፦ የጋዜጣ ላይ ዜና ፦ የጋዜጣ ላይ ዜና በጋዜጣ ውስጥ የሚገኝ አምድ ሲሆን የጋዜጣ ላይ ዜና የተለያዩ ወቅታዊ መረጃዎችን እንዲሁም የተለያዩ መረጃዎችን የምናገኝበት የጋዜጣ አምደና የዜና አይነት ነው ። ሌሎች የጋዜጣ ላይ ዜና አይነቶችን ያውቃሉ ?

መዝናኛና መናፈሻ ጣና ሐይቅ፡- ጣና ሀይቅ በኢትዮጵያ ከሚገኙ ትልቁ ሐይቅ ሲሆን ፤ ጣና ሀይቅ በውስጡ ብዙ ገዳማት ያሉት ሲሆን በብዙ ቱሪስቶችና ህዝቦች የሚጎበኝ ትልቅ የመናፈሻ እንዲሁም መዝናኛ ቦታ ነው።

መጻሕፍት መጽሄትና ጋዜጦች ፍቅር እስከ መቃብር ፍቅር እስከ መቃብር በኢትዮጵያ ታሪክ በከፍተኛ ተወዳጅነትን ካተረፉ መጻሕፍት ውስጥ አንዱ ሲሆን፤ ይኸውም በሃዲስ አለማየሁ የተጻፈ የልብ ወለድ መጽሐፍ ሲሆን፤ በብዙ የኢትዮጵያ ማህበረሰብ ይወዳል። ከዚህ በፊት አንብበውት ያውቃሉ?

ግብርና የከብት እርባታ ከብት እርባታ ከግብርና ተግባራት ዉስጥ አንዱ ሲሆን ይኸውም የተለያዩ የቀንድ ከብቶች እና ሌሎች የ የከብት አይነቶችን በማርባት የነሱን ውጤት እንዲሁም ራሳቸውን በመሸጥ የምናደርገው አይነት ነው። ሌሎች የከብት እርባታ ዓይነቶችን ያውቃሉ።

ስፖርት የጠረጴዛ ላይ ቴኒስ የጠረጴዛ ላይ ቴኒስ በሁለት ግለሰቦች መካከል በጠረጴዛ ላይ የሚደረግ የስፖርት አይነት ሲሆን ፤ ይኸውም መምቻ ውይም ራኬት እና ኳስን ከአንዱ ጎን ወደ ሌላው ጎን በመምጣት የሚከናወን ነው። ከዚህ በፊት ተጫውተውት ያውቃሉ?

የሱፐር ማርኬት ምርቶች ። የታሸጉ ምግቦች ፡ የታሸጉ ምግቦች ልክ እንደ ፖስታ ቴስቲ እና የመሳሰሉት ሲሆኑ እነዚህም በሱፐር ማርኬት ምርቶች ስር ይካተታሉ ። እርስዎ ተጠቅመው ሚያውቁት የታሸገ ምግብ አለን?

ተፈጥሮና አካባቢ ውርጭ ከአካባቢ ዓይነቶች ውስጥ አንዱ ሲሆን፤ ይኸውም እጅግ ከፍተኛ ቅዝቃዜ ያለባቸው አካባቢያዊ ቦታዎች መገለጫ ነው። ውርጭ ውስጥ ኖረው ወይም ውርጭ አካባቢ የሚኖር ሰው ሰምተው ወይም አይተው ያውቃሉ?

ጥበብ እና ባህል፦ የአሸንዳ ባህል በኢትዮጵያ በትግራይ እና በሰቆጣ አካባቢ የሚከበር ስሆን የሄዉም በነሀሴ ወር መጨረሻ አካባቢ ወይም አጋማሽ ላይ የሚከበር በጭፈራና በተለያዩ ድርጊቶች የሚከዎን የበአል አይነት ነው።

ማህበረሰብ እና ቤተሰብ ነገድ ነገድ ከማኅበረሰብና ቤተሰብም አደረጃጀቶች ውስጥ አንዱ ሲሆን፤ ነገድ የተለያዩ ጎሳዎች በጋራ በመሆን የሚመሰርቱት አደረጃጀት ነው። ስለ ነገድ ጠቀሜታዎች ምን ምን ያውቃሉ?

ቡና ቤቶች እና ምግብ ቤቶች ስጋ ቤት የተለያዩ የሚበሉ እንስሳትን ስጋ የሚናገኝበት የስጋ አቅርቦት፣ የሚሸጥበትና እዛው ላይ ተሠርቶ የምንበላበት

የቤት ዕቃዎች ሲኒና ጀበና ሲኒና ጀበና ከቤት እቃዎች ውስጥ አንዱ ሲሆን፤ ሲኒና ጀበና ቡናን ለማፍላት የምንጠቀምባቸው ቡና ማፍያ እና ቡና መጠጫ እቃዎች ናቸው። ሲኒና ጀበና ልጆች ጥቅሞች ሊኖራቸው ይችላል ሌሎች የተባሉ ነገሮችን ያውቃሉ?

ስፖርት የሩጫ ውድድር የሩጫ ውድድር ከስፖርት አይነቶች ውስጥ በአትሌቲክስ ዘርፍ የሚመደብ የስፖርት ዓይነት ሲሆን የሩጫ ውድድር በተለይም ኢትዮጵያውያን በረጅም ርቀት የሚታወቁበት ታዋቂ የስፖርት አይነት ነው። ስለሌሎች ስለ እስፖርት ስለሩጫ ስፖርት የሚጨምሩት አለ?

የፅህፈት መሳሪያ እቃዎች ፡-እርሳስ ከፅህፈት መሳሪያ እቃዎች ውስጥ አንዱ ሲሆን ያውም አጥፍተን ድጋሜ ለማስተካከል የምንፈልጋቸውን ለመስራት እንጠቀምበታለን። ከዚህም በተጨማሪ ለስዕል መሳያነት ያገለግላል። እርሳስ ተጠቅመው ያውቃሉ?

የቤት ዕቃዎች ፦ ረከቦት ፦ ረከቦት ከቤት እቃዎች ውስጥ አንዱ ሲሆን ረከቦት ቡና ለማፍላት ስንፈልግ ስኒ እና ጀበና የምናስቀምጥበት ዕቃ ነው ። ረከቦት ከተለያዩ የእንጨት እና የፕላስቲክ እቃዎች ሊሰራ ይችላል ። እርስዎ ምን አይነት ረከቦት ተጠቅመው ያውቃሉ ?

ባህላዊ ህክምና ወጌሻ። ወጌሻ ከባህላዊ ህክምናዎች ውስጥ አንዱ ሲሆን ይህም በተለያዩ በአካላቸው ላይ ጉዳት በደረሰባቸዉ ሰዎች ላይ የሚደረግ ነው። ከዚህ በፊት በወጌሻ ታሽተው ወይም ታክመው ያውቃሉ?

መጻሕፍት መጽሄትና ጋዜጦች እመጓ እመጓ በኢትዮጵያ ውስጥ የተጻፉ መጻሕፍት ውስጥ አንዱ ሲሆን ፤ ይኸውም በሸዋ አካባቢ ያለውን የሚያሳይ በዓለማየሁ ዋሴ የተጻፈ መጽሐፍ ነው። እመጓን አንብበውት ነበር?

ልዩ ልዩ መሳሪያዎች ፦ ዶማ ፦ ዶማ ከልዩ ልዩ መሳሪያዎች ውስጥ አንዱ ሲሆን ዶማን ለመቆፈሪያ ወይም ጭቃ እና አፈር ምሰል ነገርን ቆፍረን ለማውጣት እንጠቀምበታለን ። ከዚህ በፊት ዶማ ተጠቅመው ወይም አይተው ያውቃሉ ?

ስነ ህንፃና ግንባታ ሲሚንቶ በስነፃና ግንባታ ውስጥ የምንጠቀምበት እንደማያያዣ የሚጠቅም የዕቃ ሲሆን ሲሚንቶ በተለይም በብሉኬት ቤቶችና በድንጋይ ላይ ለሚሰሩ ቤቶች ማያያዣ በመሆን ያገለግላል። ሌሎች የሲሚንቶ ጥቅሞችን ያውቃሉ።

አትክልትና ፍራፍሬዎች ብርቱካን ብርቱካን ከፍራፍሬ አይነቶች ውስጥ አንዱ ሲሆን በሳይዝ ከፍ ያለ ጣፋጭና ጤናማ ሰውነትን ለመገንባት የሚጠቅም የፍራፍሬ አይነት ነው። ብርቱካን በልተው ያውቃሉ?

እፀዋት ወይራ ዛፍ የወይራ ዛፍ አንድ ሲሆን ይኸውም የተለያዩ ነገሮችን ለመስራት በአንዳንድ የማህበረሰብ ክፍሎች ለትርስ መፍቂያነት ያገለግላል ሰለ ወይራ ዛፍ ሌላ የሚያውቁት የሰሙት ነገር አለ?

ስነ_ህንጻና ግንባታ የላሊበላ ዉቅር አቢያተ ክርስቲያናት በላስታ ኢትዮጵያ የሚገኝ በዩነስኮ መዝገብ የተመዘገበ በዓለማችን እንዲሁም በሀገራችን ታሪክ ውስጥ ትልቅ አሻና ስነ_ህንጻና ግንባታ ዘርፍ የጣለ ነው።

እፅዋት አበባ። አበባ ከእጽዋት አይነቶች ውስጥ አንዱ ሲሆን አበባ የሚያምር እና ለእይታ ማራኪ የሆኑ ክፍሎች ያሉት እጽዋት ነው። ሌሎች ስለ አበባ ጥቅሞች እና ስለ አበባ የሚያቁት ነገር አለ?

መጓጓዣ እና ተሽከርካሪዎች። ባጃጅ ባጃጅ ከመጓጓዣና ተሽከርካሪዎች በምድር ላይ ከምንጠቀማቸው አንዱ ሲሆን ባጃጅ ባለሶስት እግሩ መጓጓዣ በመባል ይታወቃል። ባጃጅ ጥቂት ሰዎችን ይዞ ከቦታ ቦታ ለመጓጓዝ ይጠቅማል። ስለሌሎች ማወቅ ይፈልጋሉ?

ማህበረሰብ እና ቤተሰብ ጎሳ ጎሳ ከማህበረሰብ እና ቤተሰብ ዉስጥ አንዱ ሲሆን ጎሳ ተመሳሳይ ዝርያ ያላቸው ግለሰቦች እና ቤተሰቦች በአንድ ላይ የሚመሰርቱት አደረጃጀት ነው:: ጎሳ ከጥንት ጀምሮ እስካሁን ባንዳንድ አካባቢዎች ላይ ይገኛል::

ቡና ቤቶችና ምግብ ቤቶች ጁስ ቤት፡-ጁስ ቤት ከምግብ ቤቶች ውስጥ አንዱ ሲሆን የተለያዩ ፍሬፍሬዎች የሚሠሩ ጁሶችን የምንጠጣበት እና በፍራፍሬዎች የሚሰሩ ምግቦችን የምንበላበት ቤት ነው ።እርሶ ጁስ ቤት ገብተው ያውቃሉ።

መዋቢያዎች ወይም የውበት መጠበቂያ ማበጠሪያ በተለያዩ የህብረተሰቡ ክፍሎች በወንድና በሴት የሚጠቀሙበት ሲሆን ፀጉርን ለማስተካከል እና የፈለግነው ቅርፅ ለማስያዝ ይጠቅማል ።ምን አይነት ማበጠሪያ ይጠቀማሉ ወይስ መላጣ ኖዎት።

ሙዚቃ፦ የአዝማሪ ሙዚቃ፦ የአዝማሪ ሙዚቃ ማሲንቆና አዝማሪ በመጠቀም የሚቀርብ የሙዚቃ ዓይነት ሲሆን ይኸውም በተለያዩ ምሽት ቤቶች እና መጠጥ ቤቶች ውስጥ በብዛት የሚዘወተር የሙዚቃ ዓይነት ነው።

ንግድና ግብይት የወርቅ ሳንቲሞች፤ የወርቅ ሳንቲሞች በአክሱም ዘመን የነበሩ የንግድና ግብይት ማስፈፀሚያ መለዋወጫ መንገዶች ነበሩ የሚታወቅ መገበያ ግብይት ማስፈፀሚያ ነበር።

ማስጌጥ ማቅለም ማቅለም ከማስገኘት ተግባራት ውስጥ አንዱ ሲሆን ፤ማቅለም የተለያዩ ነገሮችን የተለያዩ ቀለማትን በመቀባት የምናደርገው የማስጌጥ አይነት ነው። እርስዎ ምን ዓይነት የማቅለም ዘዴ ተጠቅመው ያውቃሉ?

መጎጓዣ እና ተሽከርካሪዎች ሞተር ሳይክል ሞተር ሳይክል በአንድ ሰው እና እስከ ሶስት ሰዎች ድረስ የሚይዝ የመጓዝ ሲሆን ሞተር ሳይክል በተለይም በነዳጅ እና በኤሌክትሪክ ኃይል የሚሰራ ፈጣን እና ለግለሰቦች ቀልጣፋ አገልግሎት የሚሰጥ ነው።

አትክልት እና ፍራፍሬዎች፦ ሰላጣ ፦ ሰላጣ ከአትክልት አይነቶች ውስጥ አንዱ ሲሆን ሰላጣ ከጎመን ጋር እንዲሁም ከተለያዩ ምግቦች ጋር በጋራ በመሆን ይሰራል ። ሰላጣ ለጤና ጠቃሚ የሚባል የአትክልት አይነት ነው ። እርስዎ ሰላጣን ተመግበው ያልቃሉ ?

መጓጓዣና ተሽከርካሪዎች፤ ብስክሌት፦ ብስክሌት ለመጓጓዣና ተሽከርካሪዎች የምንጠቀምበት፣ በግለሰብ የሚነዳ፣ እግሮቻችንን በመጠቀም ያለምንም ነዳጅ የምንጠቀምበት የመጓጓዣ አይነት ነው።

እጽዋት ሬት ሬት እጽዋት አይነቶች አንዱ ሲሆን በብዙ አካባቢዎች ውስጥ በቅሎ የሚታይ እጽዋት ነው። ይኸውም ለተለያዩ መድሃኒትነትና ቅባት እንደዚሁም ማስጌጫ ነገሮችን ለመስራት እንጠቀምበታለን። ሌሎች የሬት ጥቅሞች ሊነግሩን ይችላሉ።

እፅዋት፤ ባህርዛፍ፦ ባህርዛፍ ከእፅዋት አይነቶች ውስጥ አንዱ ሲሆን ይኸውም በተለያዩ አካባቢወችና ደን ውስጥ የሚገኝ ረዥም ለቤት መስሪያና ለተለያዩ አገልግሎቶች የሚውል እፅዋት ነው።

ማስጌጥ ቅርፅ ማስያዝ ከማስጌጥ ተግባራት ውስጥ አንዱ ሲሆን ፤ ይኸውም የተለያዩ ቅርጽ ያልያዙ እና የተዘበራረቁ ነገሮችን ቅርጽ የምንወጣበት ነው። ስለ ቅርፅ ማስያዝ ጥቅሞችን ሊናገሩ ይችላሉ?

ንግድ እና ግብይት አሞሌ ጨው አሞሌ ጨው በድሮ ኢትዮጵያ ዘመን እንደአሁን ብር እና ሳንቲም የመሳሰሉትን የሚተካ የመገበያያ ገንዘብ የነበረ ንግድ እና ግብይትና የሚያፋጥን እና የሚሰራበት የመገበያያ ገንዘብ ነበር::

ጉዞ ቱሪዝም ባህልና ስደት የባር ላይ ጉዞ ከጉዞ አይነቶች ውስጥ አንዱ ሲሆን ይህም በመርከብ፥ በጀልባ፥ በታንኳ በመሳሰሉት የባህር ላይ መጓጓዣዎች የሚካሄድ ይሆናል እርሶ በባህር ላይ ጉዞ ተሳትፎ ወይም ሂደው ያቃሉ?

ጉዞ ቱሪዝም እና ስደት የሰሜን ተራሮች ብሔራዊ ፓርክ። የስሜን ተራሮች ብሔራዊ ፓርክ በቱሪዝሙ ዘርፍ ከፍተኛ ታዋቂነትን ያገኘ ኢትዮጵያ ውስጥ የሚጎበኝ ቦታ ሲሆን ይኸውም ዋልያ እና ሌሎች ብርቅዬ እንስሳት የሚገኙበት ነው። ስለ ሰሜን ተራሮች ብሔራዊ ፓርክ የምትጨምሩት ነገር አለ?

ማስጌጥ ቅርፅ ማዝያዝ:- ቅርፅ ማስያዝ ከማስጌጥ ተግባራት ዉስጥ አንዱ ሲሆን ይሄዉም የተለያዩ ቅርፅ ያላቸዉን ነገሮች የሚያምር እና አንድ አይነት ወደ ሆነ ቅርፅ የማምጣት የማስጌጥ ተግባር ነዉ። ሌሎች ቅርፅ የማስያዝ ተግባራትን ሊነግሩን ይችላሉ?

ምግብ፤ የዶሮ ወጥ፦ የዶሮ ወጥ በኢትዮጵያ ውስጥ የሚበላ የምግብ አይነት ሲሆን የዶሮ ወጥ ዶሮን በአስራ ሁለት ብልት በልቶ የሚሰራ የምግብ አይነት ነው። ከዚህ በፊት ስለ ዶሮ ወጥ ተሰምተው ወይም በልተው ያውቃል?

ህክምና ከስራዎች ውስጥ አንዱ ሲሆን ህክምና ለታመሙ ሰዎች የመድኃኒት አገልግሎት እና ወደጤናቸው እንድመለሱ የማድረግ ስራ ነው። ስለ ሌሎች ሰዎች ማወቅ ይፈልጋሉ?

ጌጣጌጥ ወርቅ ወርቅ ከተለያዩ የጌጣጌጥ ዓይነቶች ውስጥ አንዱ ሲሆን፤ ወርቅ አልማዝ ቀጥሎ ውድ የሆነ የተለያዩ ሀብል ፣እንደዚሁም የእጅ አምባር ፣የጆሮ ጌጥ፣ እና የመሳሰሉትን ለመሥራት የሚጠቅም ውድ ጌጣ ጌጥ ነው።

ሃይማኖትክርስትና ክርስትና ከሃይማኖቶች ውስጥ አንዱ ሲሆን በኢየሱስ ክርስቶስ አስተምህሮት ላይ መሠረት ያደረገ የሃይማኖት አይነት ነው። ክርስትና ብዙ አይነት አማራጮች ያሉት ሲሆን እንደ ካቶሊክ ፣ኦርቶዶክስ እና ፕሮቴስታንት የመሳሰሉት ለክርስትና ውስጥ ይጠቀሳሉ።

ጥበብና ባህል ፦አሸንዳ ፦አሸንዳ በትግራይ እና በሰቆጣ አካባቢወች የሚዘወተር የባህል አይነት ሲሆን አሸንዳ በተለይም ከነሐሴ ወር መጨረሻ አካባቢ የሚከበር የበአል አይነት ነው። ሌሎች ስለ አሸንዳ የሚጨምሩት ነገር አለ?

ጌጣጌጥ ። ዶቃ ፡ ዶቃ ከጌጣጌጥ አይነቶች ውስጥ አንዱ ሲሆን ይህውም ለአንገት ሀብል እና ለተለያዩ የእጅ ላይ አምባሮች መስሪያ የሚያገለግል የጌጣጌጥ አይነት ነው ። ሌሎች በዶቃ የሚሰሩ ጌጣጌጦችን ያውቃሉ ?

መጓጓዣ እና ተሽከርካሪዎች ፦ ባቡር ፦ ባቡር ከ ከመጓጓዣ እና ተሽከርካሪዎች ውስጥ አንዱ ሲሆን ይኸውም ብዙ ህዝብን በአንድ ጊዜ ጭኖ ለማጓጓዝ ይጠቅማል ። ባቡር በራሱ መንገድ ወይም ሀዲድ ላይ የሚሄድ የመጓጓዣ አይነት ነው ።

ስራ የቀን ስራ ከስራዎች ውስጥ አንዱ ሲሆን የቀን ስራ በተለይም ዝቅተኛ ገቢ ባላቸው ሰዎች ቀን በቀን የሚደረግ የስራ አይነት ነው የተለያዩ የጉልበትና የተለያዩ አይነት ስራዎች ውስጥ ስራ ይሰራል። ከዚህ በፊት የቀን ሰርተው ያውቃሉ?

አትክልትና ፍራፍሬዎች ሎሚ ከዛ ፍራፍሬዎች ዓይነቶች ውስጥ አንዱ ሲሆን ፤ በቆምጣጣ ጣእምነቱ የሚታወቅ የፍራፍሬ አይነት ነው። ሎሚ በተለያዩ ምግቦች ጋር አብረን በማድረግ የምንመገበው ሲሆን ፤ እርስዎ ሎሚን ምን ምን ላይ ተጠቅመውት ያውቃሉ?

የሱፐር ማርኬት ምርቶች የመዋቢያ እቃዎች የመዋቢያ እቃዎች በተለያዩ ተቋማት የሚመረቱ የሱፐር ማርኬት ምርቶች ሲሆኑ እነዚህም ለመዋብያነት የምንጠቀምባቸው ልዩ ልዩ እቃዎችን የያዙ ነው:: ሌሎች የመዋቢያ እቃዎችን ሊነግሩን ይችላሉ?

ቡና ቤቶችና ምግብቤቶች አሳ ቤት ከምግብቤቶች ቤቶች ውስጥ አንዱ ሲሆን ይሄውም የተለያዩ የአሳ ምግቦችን በአንድ ቦታ ላይ የምናገኝበት አሳና ከአሳ ጋር የተገናኙ ምግቦችን ምንበላበት ቦታ ነው።

የሱፐር ማርኬት ምርቶች የታሸጉ መጠጦች። የታሸጉ መጠጦች ከስፐርማርኬት ምርቶች ውስጥ አንዱ ሲሆን የታሸጉ መጠጦች በተለያዩ ተቋማት ተሰርተው፣ በተለያዩ ቃና እና ይዘት ለማህበረሰቡ የሚቀርቡ የመጠጥ አይነቶች ናቸው። ሌሎች ስለታሸጉ መጠጦች የምትጨምሩት ነገር አለ?

ማህበረሰብ እና ቤተሰብ ፦ ጎሳ ፦ ጎሳ ከማህበረሰብ እና ቤተሰብ ውስጥ አንዱ ሲሆን ጎሳ ተመሳሳይ ዝርያ ያላቸው ቤተሰብ አባላት በአንድ ላይ ሆነው የሚኖሩበት የማህበረሰብ አደረጃጀት ነው ። ስለጎሳ ሌላ ማወቅ የሚፈልጉት ነገር አለ ?

ፋሽን፡- ፋሽን አርባ ሽንሽን ከኢትዮጵያ ውስጥ የሚዘወትር በተለይም በገጠራማ አካባቢ ላይ ያለ የቀሚስ አይነት ሲሆን ይኸውም ቀሚሱን በአርባ እና በመሳሰሉት መልኩ ከፋፍሎ የሚለበስ የቀሚስ አይነት ነው። ሌሎች ስለ አርባ ሽንሽን የሚያውቁት ነገር አለ።

ቤት እና መኖሪያ ቤት ኮንዶምኒየም ኮንዶሚኒየም በአብዛኛው ማህበረሰብ ክፍል ውስጥ የሚዞተር የቤት አይነት ሲሆን ይኸም ብዙ ሰዎች በአንድ ቦታ ላይ ተደራጅተው የሚኖሩበት መኖሪያ ነው። ከዚህ በፊት ኮንዶሚኒየም ውስጥ ኖረው ያውቃሉ?

መጻህፍት መጽሔት እና ጋዜጦች ፍቅር እስከ መቃብር ፍቅር እስከ መቃብር በኢትዮጵያ ታሪክ ውስጥ ትልቅ አሻራዎች ከጣሉ ልበ ወለድ መጽሃፍት ውስጥ አንዱ የሆነ ሲሆን ፍቅር እስከ መቃብር በብዙ አንባቢያን ዘንድ ተወዳጅነትን ያገኘ መጽሐፍ ነው። እርስዎ አንብበውት ያውቃሉ?

መሠረታዊ ግልጋሎት ትምህርት ቤት ትምህርት ቤት ከመሰረታዊ ግልጋሎቶች ውስጥ አንዱ ሲሆን፤ ትምህርት ቤት ትምህርትን በመምህር እና በተማሪዎች መካከል እንዲሰጥ የሚያደርግ ተቋም ነው። ሌሎች ስለ ትምህርት ቤት የተባሉ ነገሮችን ያውቃሉ?

ፋሽን የፀጉር ፋሽን የፀጉር ፋሽን የፀጉራችን በተለያየ አቆራረጥ አድርገን የምንከተለው የማሽን አይነት ሲሆን ፤ ይኸውም ለወንዶችና ለሴቶች በተለያየ መልኩ የሚገለፅ የፋሽን አይነት ነው። ሌሎች ስለ ፀጉር ፋሽን ዓይነቶች የሚጨምሩት ነገሮች አሉ?

ንግድና ግብይት የወርቅ ሳንቲሞች የወርቅ ሳምቲሞች በጥንት ኢትዮጵያውያን ዘመን በተለይም በአክሱም ዘመነ የምንጠቀምባቸው የመገበያያ ገንዘቦች ሲሆኑ ይኸውም በሰአቱ ነገሮችን ለመግዛት ወይም ለመሸጥ የምንጠቀምበት ነበር። ሌሎች ስለ ወርቅ ታሪኮች ሰምተው የሚያውቁት ነገር አለ?

መዝናኛና መናፈሻ የባህር ላይ ጉዞ የባህር ላይ ጉዞ ከመናፈሻ እና እንዲሁም ከመዝናኛ ተግባራት አንዱ ሲሆን፤ የባህር ላይ ጉዞ በተለይም በመርከብና ጀልባ ተጠቅመን እንደዚሁም ታንኳ በመጠቀምም በባህር ላይ የምናደርገው የመዝናናት አይነት ነው። ሌሎች ጠቀሜታዎቹን ሊነግሩን ይችላሉ።

ሙዚቃ ዘመናዊ ሙዚቃ ዘመናዊ ሙዚቃ የተለያዩ ዘመናዊ መሳሪያዎችን በመጠቀም የምንጫወተው የሙዚቃ አይነት ሲሆን ይኸውም የተለያዩ ዘመናዊ ሙዚቃ አዳማጮችን ተወዳጅ ነው። እርሶ የሚወዱት ዘመናዊ ሙዚቃ ምንድን ነው።

ንግድና ግብይት አሞሌ ጨው፤ አሞሌ ጨው በድሮ ጊዜ ለንግድና ግብይት የምንጠቀመበት የመገበያያ ገንዘብ ሲሆን ይኸውም አሁን ላይ ብርና ሳንቲም ብለን ምንጠቀማቸውን የሚተካ የበፊት በኢትዮጵያ ታሪክ የነበረ መገበያ ገንዘብ ግብይትን ማስኬጃ ነው።

እጽዋት ፅድ ፡-ፅድ ከእጽዋት ውስጥ አንዱ ሲሆን በተለይም በገና በዓል ላይ የገና ዛፍ ለመስራት የምንጠቀምበት እንደዚሁም ቤት መስሪያና ለሌሎች ነገሮች የምንጠቀምበት እጽዋት ነው። ሌሎች የፅድ የጠቀሜታዎች ሊነግሩን ይችላሉ።

ስፖርት በጃፓን አካባቢ የሚደረግ የስፖርት ዓይነት ሲሆን ስሙ ሁለት በጣም ግዙፍ የሆነ ሰውነት ያላቸው ሰዎች የሚያደርጉት ትግል መሰል ስፖርት ነው ።ስለ ስሙ ከዚህ በፊት ሰምተው ያውቃሉ?

ቡና ቤቶችና ምግብ ቤቶች ስጋ ቤት ስጋ ቤት ከምግብ ቤቶች ውስጥ አንዱ ሲሆን የሚበሉ ስጋዎችን እንስሳትን የምናገኝበት ቦታ ነው። እርስዎ የሚመችዎት ስጋ ቤት የትኛው ነው?

መሰረታዊ የአገልግሎት ሆስፒታል፡- ሆስፒታል ከመሰረታዊ አገልግሎት መስጫ ተቋማት ዉስጥ አንዱ ሲሆን ይህም በበሽታ ለተጠቁ ወይም ለተያዙ የማህበረሰብ ክፍል የህክምና አገልግሎት የምናገኝበት ነው። በአካባቢዎ ያለ ሆስፒታል ሊጠሩ ይችላሉ?

መጓጓዣ እና ተሽከርካሪዎች ታንኳ ታንኳ ባህላዊ የውሃ ላይ መጓጓዣ ሲሆን በመጠኑም ትንሽ ሰዎች የሚይዝ ውሃ ላይ በታንኳ በመቅዘፍያ እየተጠቀምን የምንቀዝፈው የመጓጓዣ አይነት ነው።

ማስጌጥ ማደስ ማደስ ከማስጌጥ ተግባራት ውስጥ አንዱ ሲሆን፤ ይኸውም በዕድሜያቸው ረጅም ያስቆጠሩና ያረጁ ነገሮችን እንደገና እንደ አዲስ የምናስውብበት ዘዴ ነው። እርሶ በማድረስ ያጌጡት ነገር አለ?

እስፖርት ውሃ ዋና ውሃ ዋና ስፖርት አይነቶች ውስጥ አንዱ ሲሆን በውሃ ውስጥ የምናደርገው የዋና እሽቅድምድም ወይም ውድድር ነው ።ውሃ ዋና የተለያዩ አይነት ይዘቶች ያሉት ሲሆን ከነዚህም ውስጥ እርስዎ የሚያውቁት አለ?

አካባቢ ደጋ ደጋ አካባቢ አይነቶች አንዱ ሲሆን ደጋ ከውርጭ የሞቀ ከወይና ደጋ ደግሞ የቀዘቀዘ ከፍተኛ ቦታዎች ላይ የሚገኝ የአካባቢ አይነት ነው።

ማስጌጥ፦ ማደራጀት፦ ማደራጀት ከማስጌጥ ተግባራት የተለያዩ ዝብርቅርቅ ባለ ሁኔታ የተቀመጡ ነገሮችን ወደ አንድ በማምጣት የሚደረግ ይችላሉ የማሽጌጫ ዘዴ ነው።

ጥበብና ባህል ፡-የሽመና ስራ ታሪክ ውስጥ ጥንታዊ የሆነ የጥበብ አይነት ሲሆን በተሻለ መልኩ ከዘመናዊ ስራዎች ጋር በመሆን ጥሩ ጥሩ ስራዎችን የምንሰራበት ነው ።

የባርያ ንግድ ከጥንት ጀምሮ የነበረ የሰውን ልጅ የመግዛትና የመሸጥ ሂደት የነበረበት ስርአት ሲሆን የባርያ ንግድ የሰዉ ልጆች እንደ እቃ ይሸጡበት የነበረው ስርአት ነው ። ስለ ባርያ ንግድ ሌሎች መረጃዎች አልዎት?

ዜና የሬዲዮ ዜና የሬዲዮ ዜና የዜናን የማቅረቢያ አንዱ መንገድ ሲሆን፤ የሬዲዮ ዜና በድምጽ የሚደረግ ዜናን ወይም መረጃን የማስተላለፊያ መንገድ ነው። የተለያዩ አይነት የዜና ተቋማት ያሉ ሲሆን፤ ከዚህ በፊት የሬዲዮ ዜና አዳምጠው ያውቃሉ?

ቡና ቤቶችና ምግብ ቤቶች፤ አትክልት ቤት ወይም ጁስ ቤት፦ አትክልት ቤት ወይም ጂስ ቤት የተለያዩ አትክልትና ጁስ የምናገኝበት ቤት ሲሆን ይሄውም በፆም ጊዜና የተለያዩ ጁሶችን ስንፈልግ የምንሄድበት ቤት ነው።

የቤትና የዱር እንስሳት አቦ ሸማኔ አቦ ሸማኔ ከዱር እንስሳት ውስጥ አንዱ ሲሆን፤ በአቋምና በይዘቱ ከነበር እና አነር ጋር ተመሳሳይ ሲሆን፤ በዓለማችን ላይ ፈጣኑ ሯጭ ነው። ከዚህ በፊት አቦ ሸማኔ አይተው ያውቃሉ?

ስነ ህንጻና ግንባታ የላሊበላ ውቅር አብያተክርስቲያናት የላሊበላ ውቅር አብያተ ክርስቲያናት በስነ ህንፃና ግንባታ ዘርፍ ትልቅ አስተዋጽኦ የነበራቸው እስካሁን ድረስ በተለያዩ ቱሪስቶች የሚጎበኙ የስነ ህንፃ ውጤቶች ናቸው። ስለሌሎች ማወቅ ይፈልጋሉ?

ማስታወቂያ የጨረታ ማስታወቂያ የጨረታ ማስታወቂያ ለተጫራቾች እና ጨረታው ውስጥ ለሚመለከታቸው ባለድርሻ አካላት መረጃ የሚሰጥ የማስታወቂያ አይነት ነው:: በተለያዩ መልኩ ሊተላለፍ የሚችል የጨረታ ማስታወቂያ እንለዋለን ::

መሰረተ ልማት ። መዝናኛ ቦታዎች ፡ መዝናኛ ቦታዎች ከመሰረተ ልማቶች ውስጥ አንዱ ሲሆን ይህውም ለአይምሯችን እረፍት ለመስጠት ስንፈልግ የምንሄድባቸውን ቦታዎች በማዘጋጀት ይገለፃል። እርሶ የሚያውቁት የመሰረት መዝናኛ ቦታዎች አለ?

ጌትነት ከመዋቢያ ወይም የሁለት መጠበቂያ እቃዎች ውስጥ በተለይም በሴቶች በጆሮአቸው ላይ በመበተት የሚያደርጉት ከወርቅ እና ከተለያዩ ጌጣጌጦች የሚሰራ

ባንዲራ እና መለያ የኢትዮጵያ ባንዲራ የኢትዮጵያ ባንዲራ አረንጓዴ ፣ቢጫ ፣ ቀይ ቀለማትን የያዘ ሲሆን፤ የኢትዮጵያ ባንዲራ የኢትዮጵያን ልምላሜ ተስፋና መስዋዕትነትን ለመግለጽ የተጠቀሙበት ባንዲራ መለያ ነው። ስለዚህ ኢትዮጵያ ባንዲራ ሌላ መረጃ አለዎት?

ታሪክ እና መልክዓ ምድር ልቸ ልቼ በሸዋ አካባቢ የሚገኝ ቦታ ሲሆን ልቼ አጼ ሚኒሊክ አጼ ዮሐንስን ይቅርታ የጠየቁበት ቦታ ነው። ልቸ በአሁኑ ሰአት በሸዋ አካባቢ የሚገኝ ይሆናል። ስለዚህ ቦታ ሰምተው ያውቃሉ?

ታዋቂ መሪዎችና አባቶች ሌንሰን ማንዴላ በአፍሪካ ታሪክ እንዲሁም ጥቁሮች ታሪክ ትልቅ የተጫወቱ መሪ ሲሆን ብዙ ዓመታቸውን በእስር ቤት ያሳለፉ ለጥቁሮች የታገሉ መሪ ናቸው። ስለ ሌንሰን ማንዴላ ሌላ የሚጨምሩት ነገር አለ?

ስራ ፦ የግብርና ስራ ፦የግብርና ስራ ከስራዎች ውስጥ አንዱ ሲሆን ይህውም በግብርና ተግባራት ማለትም በእንስሳት እርባታና በአዝዕርት ልማት ላይ መሠረት ያደረገ የስራ አይነት ነው ።

ማስታወቂያ፦ የቦርድ ላይ ማስታወቂያ፦ የቦርድ ላይ ማስታወቂያ ከማስታወቂያ ዉስጥ አንዱ ሲሆን ይኸውም በቦርድ ላይ በመለጠፍ ለአንድ አካባቢ ወይም ለአንድ ተቋም ማህበረሰብ መግለጫ የምንሰጥበት የማስታወቂያ አይነት ነው። ሌሎች የቦርድ ማስታወቂያ አይነቶችን ሊነግሩን ይችላሉ?

የዶሮ ወጥ በኢትዮጵያ ዉስጥ የሚሰራ የምግብ አይነት ሲሆን ይሀውም ዶሮውን በማረድ እና ስጋዉን በአስራ ሁለት ብልቶች በመከፋፈል የሚበላ የምግብ አይነት ነው። በሌሎች ሃገራትም ታዋቂነትን ያገኘ ታዋቂ ምግብ ነው።

ትምህርት ፦ የድህረገፅ ላይ ትምህርት ፦ የድህረገፅ ላይ ትምህርት ከትምህርት አይነቶች ውስጥ አንዱ ሲሆን ያውም የተለያዩ ኤሌክትሮኒክስ መሣሪያዎችን ስልክ እና ኮምፒዩተሮችን በመጠቀም የምናድርገው የትምህርት አይነት ነው ። የድህረገፅ ላይ ትምህርት ወስደው ያውቃሉ ?

ማህበረሰብ እና ቤተሰብ ፦ ጎሳ፦ ጎሳ ከማህበረሰብ እና ቤተሰብ አይነቶች ውስጥ አንዱ ሲሆን ጎሳ የተለያዩ ተመሳሳይ ዝርያ ያላቸው ሰዎች በጋራ የሚኖሩበት የማህበረሰብ አይነት ነው ። ስለጎሳ ጥቅሞች ያውቃሉ ?

መጓጓዣ እና ተሽከርካሪዎች ፦ ታንኳ ፦ታንኳ በባህር ላይ ለመጓጓዝ የምንጠቀምበት ባህላዊ እና በመጠኑ ከሶስት ያልበለጡ ሰዎችን የሚይዝ በመቅዘፍ የምንሄድበት የመጓጓዣ አይነት ነው ።

መሠረተ ልማት መንገድ መንገድ ከመሰረተ ልማቶች ውስጥ አንዱ ሲሆን መንገድ በተለይም ለአንድ ሀገር አስፈላጊ የሆነ እና የተለያዩ የመጓጓዣ ስርዓቶችን በተደራጀ መልኩ እንዲሄዱ የሚያስችል መሰረተ ልማት ነው ።እርስዎ ሌላ የሚጨምሩት ነገር አለ?

ጉዞ ፣ ቱሪዝምና ስደት ፦ የባህር ላይ ጉዞ ፦ የባህር ላይ ጉዞ ሰዎች በህገወጥ መልኩ የሚያደርጉት የስደት አይነት ሲሆን ይሄውም የተሻሉ ቦታዎች ላይ ለመግባት በባህር ላይ ፣ ህገወጥ በሆነ መልኩ የሚጓዙት ነው ። የባር ላይ ጉዞ የሚያመጣውን ችግር ያውቃሉ ?

ፋሽን የፀጉር ፋሽን ከፋሽን አይነቶች አንዱ ሲሆን ይኸውም ፀጉራችንን በተለያዩ አይነት ዘዴዎች በመስራት ይገለፃል ለወንድ እና ለሴት የተለያዩ ፋሽኖች ያሉ ሲሆን እርስዎ የትኛው የፋሽን አይነት ይመቸወታል?

የባንክ ማስታወቂያ ከማስታወቂያዎች ውስጥ አንዱ ሲሆን የባንክ ማስታወቂያ ስለባንኮች የተለያዩ የሚሰጧቸውን አገልግሎቶች የሚያሳይልን ነው። እንደዚሁም ባንኮቹ ውስጥ የሚሰሩ ስራዎችን በይፋ ያሳያል። ሌሎች የማስታወቂያ አይነቶች ምን ምን እንደሆኑ ማወቅ ይፈልጋሉ?

ንግድና ግብይት አሞሌ ጨው አሞሌ ጨው ለንግድና ግብይት የምንጠቀምበት በተለይም በፊት በነበረው ዘመን የሚጠቀሙበት ወይም እንደ እንደመገበያያነት እንደ ግብይት እቃ ሲጠቀሙበት የነበረ እቃ ነው። ሌሎች ስለ አሞሌ ጨው ጥቅሞች ያውቁ ኑሯል?

ጸጉር መላጣ፦ መላጣ ምንም አይነት ጸጉር የሌላቸው ሰዎች የሚከተሉት የጸጉር ስታይል ሲሆን የሄውም ኮፍያ በማድረግ ካልሆነም በባዶው ጸጉራቸው እየታየ የሚሄዱ ግለሰቦች ናቸው። እርስዎ ስለመላጣ ምን ያቃሉ?

መኖሪያ ቤት ጎጆ ቤት:- ጎጆ ቤት በኢትዮጵያ ዉስጥ በገጠራማዉ ክፍል ላይ የሚገኝ በሳርና በአካባቢዉ በተገኙ ዛፍ እንጨት እና የተለያዩ ነገሮች የሚሰራ የቤት አይነት ነዉ።

መጓጓዣና ተሽከርካሪዎች መርከብ ከመጓጓዣና ተሽከርካሪዎች ውስጥ አንዱ ሲሆን ይህም በረጅም ጊዜ መጓጓዣነቱ የሚታወቅ ነው። መርከብ ትልልቅ እቃዎችን ከቦታ ቦታ የምናቀሳቅስበት መጓጓዣ አይነት ነው። ሌሎች ስለመርከብ የሚጨምሩት ነገር አሉ?

ጉዞ ቱሪዝም እና ስደት የአየር ላይ ጉዞ የአየር ላይ ጉዞ የጉዞ አይነቶች ውስጥ አንዱ ሲሆን ይኸውም አሮፕላን ፣ኤሌኮፍተር እና ጄት የመሳሰሉት መጓጓዣዎች በመጠቀም ይከናወናል። የአየር ጉዞ እሩቅ ቦታዎች ላይ ለመሄድ እንጠቀመዋለን። እርሶ በአየር ጉዞ ተሳትፎ ያውቃሉ?

ጌጣጌጥ ብር ብር ከጌጣጌጥ አይነቶች ውስጥ አንዱ ሲሆን ይሄውም ከወርቅ ቀጥሎ ተወዳጅ የሆነ በዋጋውም በይዘቱ ታዋቂ ሆነ የጌጣጌጥ አይነት ነው። ስለ ብር ጥቅሞች ሊነግሩን ይችላሉ?

አፍሮ ከፀጉር አይነቶች ውስጥ አንዱ ሲሆን አፍሮ ፀጉርን በማጎፈር እና ወደ ላይ በማበጠር የሚገለጽ የፀጉር አሰራር አይነት ነው። ሌሎች በኢትዮጵያ ውስጥ ያሉ የፀጉር አሰራር አይነቶች ያውቃሉ?

መሠረተ ልማት መንገድ ከመሰረተ ልማት ውስጥ አንዱ ሲሆን መንገድ ለሰዎች እና ለተሽከርካሪዎች የመሄጃ ቦታ የማዘጋጀት ስርአት ያለው ነው ።ሌሎች የመንገድ ጥቅሞች ሊነግሩን ይችላሉ?

ጫማዎች ቆዳ ጫማ ቆዳ ጫማ ከጫማ አይነቶች ውስጥ አንዱ ሲሆን ያውም የተለያዩ እንሰሳት ቆዳን በመጠቀም የሚሰራ የጫማ አይነት ነው። ቆዳ ጫማ በተለይም ፕሮፌሽናል በሆኑ አለባበሶች ላይ እንጠቀመዋለን። እርስዎ ቆዳ ጫማ አድርገው ያውቃ?

ማስጌጥ ማቅለም ማቅለም ከማስጌጥ ተግባራት ዉስጥ አንዱ ሲሆን የተለያዩ ነገሮችን ወይም እቃዎችን የተለያየ ቀለማትን በመቀባት የምናከናውነው የማስጌጥ አይነት ነው። እርሶ ማቅለምን በምን በምን እቃዎች ላይ ተጠቅመዉት ያውቃሉ?

ተነፋነፍ ተነፋነፍ በኢትዮጵያ የልብስ ፋሽን ውስጥ አንዱ ሲሆን ተነፋነፍ የታችኛው የሱሪ ክፍል ጥብቅ አድርጎ በማሰፋት በእግር ቅርፅ ልክ እንዲሆን የሚደረግ የፋሽን አይነት ነው ።ሌሎች የፋሽን አይነቶችን ያውቃሉ?

ልዩ ልዩ መሳሪያዎች፦ ማጭድ፦ ማጭድ ለልዩ ልዩ መሳሪያዎች ውስጥ አንሱ ሲሆን ማጭድ በተለይም ሳር እና የተለያዩ ሳር መሰል ምርቶችን ለማጨድ እና ለመሰብሰብ የምንጠቀምበት የመቁረጫ መሳሪያ ነው።

ህግ አስከባሪ ፖሊስ ፖሊስ ከህግ አስከባሪ ግለሰቦች ውስጥ አንዱ ሲሆን ፖሊስ በተለይም አካባቢያዊ ግጭቶችን እና በአንድ አካባቢ የተወሰኑ ቦታዎች ላይ ያለው ሰላም የማስከበር ስራዎችን የሚሰራ ነው። ስለፖሊስ ጥቅም ሊነግሩን ይችላሉ?

የሱፐር ማርኬት ምርቶች የታሸጉ ምግቦች የታሸጉ ምግቦች በሱፐር ማርኬት ውስጥ ከሚሸጡ ምርቶች ውስጥ አንዱ ሲሆን ያውም በተለያዩ ተቋማት ተሰርተው ለማህበረሰቡ የሚቀርብ የምግብ አይነቶች ነው። ስለሌሎች የታሸጉ ምግቦች የምትጨምረው ነገር አለ?

ቱሪዝምና ስደት ህገወጥ ስደት ህገወጥ ስደት ከስደት አይነቶች ውስጥ አንዱ ሲሆን ይሄው ባልተፈቀደና መንግስት ባላወቀው መልኩ ከአንድ ቦታ ወደሌላ ቦታ የምናደርገው የስደት አይነት ነው።

ፋሽን ፦ አፍሮ ፦አፍሮ በተለያዩ የኢትዮጵያ ማህበረሰብ እና የተለያዩ አካባቢዎች የሚዘወትር የፀጉር ፋሽን ሲሆን አፍሮ ፀጉራችንን ከተለመደው በማሳደግ እና አጎፍሮ በማበጠር የሚከወን ይሆናል ። ከዚህ በፊት አፍሮ ፀጉሩን አርገው ያውቃሉ ?

መሰረተ ትምህርት ፦ መሰረተ ትምህርት በኢትዮጵያ በጥንት ጊዜ ይሰጥ የነበረ የትምህርት አይነት ሲሆን አሁን ላይም አንዳንድ አካባቢዎች ላይ ይሰጣል ። መሰረተ ትምህርት ላልተማሩ ማህበረሰብ መሰረታዊ የሆኑ ትምህርቶችን የምናይበት ፣ የምንሰጥበት አይነት የትምህርት ዓይነት ነው ። ሌሎች የትምህርት አይነቶችን ያውቃሉ ?

ስፖርት ፦ ቦክስ ፦ ቦክስ ከስፖርት አይነቶች ውስጥ አንዱ ሲሆን ሁለት በክብደት ተመጣጣኝ የሆኑ ሰዎች እርስ በእርስ የሚያደርጉት የእጅ ፍልሚያ ነው ። ቦክስ በአይነቱ በጣም ተወዳጅ የሆነ የስፖርት አይነት ነው ። ከዚህ በፊት የቦክስ ስፖርትን አይተው ያውቃሉ ?

ከቤት እንስሳቶች መካከል አንዱ ድመት ነው። ከልጆች ጋር አብራ የምትኖ የቤት እንስሳ ነች። ድመት የሰው ልጅ ጠላት የሆነውን ድመት በመያዝ ብዙ ጥቅ ትሰጠናለች። ከድመቶች ጋር አብረን መኖር እንችላለን ብላችሁ ታስባላችሁ?

ግብርና ዶሮ እርባታ ዶሮ እርባታ ከግብርና ተግባራት ውስጥ አንዱ ሲሆን ዶሮ እርባታ ዶሮዎችን በማርባትና የነሱ ተዋፅዎ የሆነውን እንቁላሎችን በመሸጥ ለማ ህበረሰቡ አገልግሎትን ማቅረብና መሸጥ ነው። ሌሎች ስለደሮ እርባታ የሚያውቁት ነገር አለ?

መጠጦች የለስላሳ መጠጦች የለስላሳ መጠጦች በተለያየ ተቋማት የሚመረቱ በይዘታቸው ጣፋጭና ለስለስ ያለ ቃና ያላቸው ሲሆን በአብዛኛው ለህጻናት እና ቀለል ያሉ መጠጦችን ለሚወዱ ሰዎች ይዘዎተራሉ። ከዚህ በፊት የሚወዱት የለስላሳ መጠጥ አይነት አለ?

ልዩ ልዩ መሳሪያዎች መዶሻ ከልዩ ልዩ መሳሪያዎች ውስጥ የሚመደብ አንዱ ሲሆን መዶሻ ሚስማሮችን ለመምታትና ከእንጨት ጋር ለማጣበቅ ያገለግለናል። ስለሌሎች ልዩ ልዩ መሣሪያዎች ማወቅ ይፈልጋሉ?

ማስጌጥ ማቅለም ከማስጌጥ ተግባራት ውስጥ አንዱ ሲሆን ያውም ለተለያዩ እቃዎች እና ነገሮች የተለያዩ ቀለማትን በመቀባት የሚከናወን ድርጊት ነው። የማቅረም ጠቀሜታዎችን ሊነግሩን ይችላሉ?

ከቤትና ከቢሮ እቃዎች ተሽከርካሪ ወንበር ተሽከርካሪ ወንበር ከቢሮ እቃዎች ውስጥ አንዱ ሲሆን ይሄውም በቆዳ የተሰራ ውስጡ በስፖንጅ የዳበረ የሚሽከረከር ወንበር ለአለቆች ተጠቃሚነት የሚሰጥ ወንበር ነው። ተሽከርካሪ ወንበር ላይ ተቀምጠው ያውቃሉ?

ማስታወቂያ፤ የሰሌዳ ላይ ማስታወቂያ፤ የሰሌዳ ላይ ማስታወቂያ በወረቀት የማስታወቂያ ቦርድ ላይ የሚለጠፍ የማስታወቂያ አይነት ሲሆን ይኀውም ትንሽ ማህበረሰብ ባለበት አካባቢ መረጃዎችን ለማስተላለፍ ይጠቅማል። እርሶ የሰሌዳ ላይ ማስታወቂያ አንበበው ያውቃሉ?

የቤት እና የዱር እንሣት በቀቀን በቀቀን ከዱር እንሣቶች ውስጥ አንዱ ሲሆን በቀቀን በተለያዩ ቀለማት የተዋበ እንሣ ነው። በቀቀን ያልነውን ነገር መልሶ የሚነግርን ልዩ ክህሎት ያለው እንስሣ ነው። እርሶ በቀቀን አይተው ያውቃሉ?

መጓጓዣና ተሽከርካሪዎች ጀልባ:- ጀልባ ከመጓጓዣና ተሽከርካሪዎች ዉስጥ አንዱ ሲሆን ይኸዉም የባህር ላይ ጉዞዎች ለማፋጠን የምንጠቀምበት መጓጓዣ ነዉ። ስለ ጀልባ ሌሎች ጥቅሞች ሊነግሩን ይችላሉ?

ኤሌክትሮኒክስ ፦ ፍሪጅ ፦ ፍሪጅ የተለያዩ የምግብ አይነቶችን ለማቆየት የምንጠቀምበት ሲሆን ሲቆዩ የሚበላሹ ምግቦችን ለማቀዝቀዝና በፍሬሽነታቸው እንድንመገባቸው ለማድረግ ይጠቅመናል ። ከዚህ በፊት ፍሪጅ አይተው ያውቃሉ ?

ቤትና መኖሪያ ቤት የእንጨት ቤት የእንጨት ቤት ከተለያዩ የእንጨት አይነቶች ብቻ የሚሰራ ሲሆን ይኸውም ለመዝናኛና ለመናፈሻ አካባቢዎች እንደ ስታይል የሚጠቀሙት የቤት አይነት ነው። ምን አይነት የእንጨት ቤት ውስጥ ኑረው ያውቃሉ? ወይም አይተው ያውቃሉ?

ጌጣጌጥ ነሀስ:- ነሀስ ከወርቅ እና ከብር ቀጥሎ ዉድ የሆነ የጌጤጌጥ አይነት ሲሆን ይኸዉም በተለያዩ ዉድድሮች ላይ እንደ ሽልማት የሚምጥና የተለያዩ ሰዎች ደግሞ በአንገህ ሀብል እንዲሁም በእጅ አምባር ላይ የሚይዙት የጌጣጌጥ አይነት ነዉ። ስለ ነሀስ ጥቅሞች ሊነግሩን ይችላሉ?

ታሪክ እና መልካ ምድር ተራራማ ቦታዎች ከመልካ ምድር ገጽታዎች አንዱ ሲሆን ተራራማ ቦታዎች የተለያዩ ከፍተኛ ተራራዎች በአንድ ላይ ሆነው የሚኖሩባቸው ቦታ ነው። ሌሎች ስለተራራማ ቦታዎች ሰምተው የሚያውቁት ነገር አሉ?

አርማ ፦ የተቋማት አርማ ፦ የተቋማት አርማ የተለያዩ ተቋማት የራሳቸውን ስራና ባህሪ ለመግለጽ የሚጠቀሙት የዓርማ አይነት ሲሆን እንዲሁም ስለ ተቋማቱ ልዩ ልዩ መረጃዎችን ይሰጠናል ። እርስዎ የሚያውቁት የተቋማት አርማ አለ?

ኤሌክትሮኒክስ የእጅ ሰአት። የእጅ ሰአት ከኤሌክትሮኒክስ መሳርያዎች ውስጥ አንዱ ሲሆን የእጅ ሰአት ሰአትን ለመቁጠር የምንጠቀምበት የኤሌክትሮኒክስ መሳርያ ነው። እርስዎ ከዚህ በፊት የእጅ ሰአት ኑሮዎት ያውቃል?

እንስሳት እርባታ በግብርና ውስጥ ከሚካተቱ አንዱ ሲሆን እንስሳት እርባታ በተለይም በሞቃት አካባቢዎች ውስጥ የሚዘወትር የግብር አይነት ነው። እንስሳት እርባታ በተለይም በአፋርና በመሳሰሉ አካባቢዎች ይዘወተራል። ሌሎች የግብርና ዓይነቶችን ማወቅ ይፈልጋለሁ?

ጸጉር አፍሮ አፍሮ ከጸጉር አይነቶች ወይም ስታይሎች ዉስጥ አንዱ ሲሆን አፍሮ በተለይም ጸጉርን በማቆም እና በማበጠር የሚዘወተር በወንዶችም በሴቶችም ያለ የጸጉር አይነት ነው። ስለ አፍሮ ሊነግሩን ይችላሉ?

ተፈጥሮ እና አካባቢ ደመና ደመና ዝናም ሊጥልበት በሚልበት ወቅት የሚከሰት ተፈጥሯዊ ክስተት ሲሆን ያውም ዝናም ከመጣሉ በፊት በሰማይ ላይ የምናየው ነጭ ቀለም ያለው ክስተት ነው። ደመና አይተው ያውቃሉ?

ሙዚቃ የባህር ማዶ ሙዚቃ የባህር ማዶ ሙዚቃ ከሃገር ዉጪ ያሉ የተለያዩ ሙዚቃዎች ሲሆኑ የባህር ማዶ ሙዚቃ በተለይም የሌሎች ሃገር ባህል እና መልክቶችን ለማስተላለፍ ይጠቅማል። እርሶ የሚወዱት የባህር ማዶ ሙዚቃ ምን ይባላል?

ታዋቂ መሪዎች አባቶች፤ መለስ ዜናዊ፤ መለስ ዜናዊ ከዘመናዊ የፖለቲካ ታሪክ ውስጥ ታዋቂ ከሆኑ መሪዎች ውስጥ አንዱ ሲሆን ያውም የአባይ ግድብን በማስጀመር እና የተለያዩ ድህነትን ለማጥፋት የሚደረጉ ተግባራትን በማረግ ይትወቃል። ሌሎች የሚናገሯቸው ነገሮች አሉ?

ስራ ፦ ግንበኛ ፦ ግንበኛ ከስራ አይነቶች ውስጥ አንዱ ሲሆን የግንባታ ስራ በመስራት ይታወቃል ። ግንበኛ በተለያዩ አይነት መሣሪያዎች በመጠቀም የተለያዩ አይነት የግንባታ ስራዎች ላይ በመሳተፍ ይታወቃል ።ከዚህ በፊት የግንባታ ስራ ላይ የተሳተፈ ሰው ያውቃሉ ?

የፅህፈት መሳሪያ እቃዎች ደብተር :- ደብተር ለፅህፈት መሳሪያ ከምንዘረዝራቸዉ እቃዎች ዉስጥ አንዱ ሲሆን ደብተር በእስክርቢቶ ተጠቅመን ወይም በሌሎች መፃፊያዎች ተጠቅመን ፅሁፍን ወይም መልዕክትን የምናስቀምጥበት እቃ ነዉ። ሌሎች የደብተር ጥቅሞችን ይነግሩናል?

የግንባታ ስራ የግንባታ ስራ ከስራ አይነቶች ውስጥ አንዱ ሲሆን የግንባታ ስራ የተለያዩ የግንባታ አይነቶችን እና ተግባራትን የምናከናውንበት የስራ አይነት ነው። ሌላው ስለ ግንባታ ስራ ዐይነቶች የሚያውቁት ነገር አለ?

ግብርና አሳ ማስገር አሳ ማስገር ከግብርና አንዱ ሲሆን ይሄውም የአሳ አቅርቦትን እና ተደራሽነትን ለማህበረሰቡ ለማምጣት የምናደርገው አሳን የመሸጥ እና የማውጣት ስራ ነው። ሌሎች ስለ አሳ ማስገር የተባሉ ነገሮችን ሰምተው ያውቃሉ?

ንግድ እና ግብይት፤ የባርያ ንግድ፤ የባርያ ንግድ በአለም ታሪክ በድሮ ጊዜ የነበረ የንግድ አይነት ሲሆን ይሀውም ሰዎችን ልክ እንደ ሸቀጥ የመሸጥ እና የመግዛት ሂደት ነበር። ስለባርያ ንድ ጉዳቶች ሊነግሩን ይችላሉ?

ፖለቲካ ምርጫ ምርጫ ከፖለቲካ ተግባራት ውስጥ አንዱ ሲሆን ይኸውም የተለያዩ የፖለቲካ ድርጅቶች እራሳቸውን በማስተዋወቅ በማህበረሰቡ ዘንድ ለመመረጥ የሚደረግ ሂደት ነው። ስለ ምርጫ ጥቅሞች ሰምተው ያውቃሉ?

የሱፐር ማርኬት ምርቶች የታሸጉ ምግቦች የታሸጉ ምግቦች ልክ እንደነ ቴስቲ እና የመሳሰሉት በሱፐርማርኬት ውስጥ የሚሸጡ በተለያዩ ተቋማት የሚመረቱ ሲሆን የታሸጉ ምርቶችን ተጠቅመው ያውቃሉ?

የቤትና የዱር እንስሳት ውሻ፦ ውሻ ከቤት እንስሳት ውስጥ አንዱ ሲሆን ለሰው ልጆች የጥበቃ አገልግሎትን በመስጠት እንዲሁም ከሰው ልጆች ጋር በመኖር ይታወቃል ውሻ በታማኝነቱ የሚታወቅ እንስሳ ሲሆን ሌላ ታማኝ የሆነ እንስሳ ያውቃሉ?

ቡና ቤቶች እና ምግብ ቤቶች ቶቶት፤ ቶቶት በአዲስ አበባ የሚገኝ በተለይም ባህላዊ ይዘት ያላቸው ምግቦች እና ድርጊቶች የሚከናወንበት ቤት ነው። ቶቶት ሄደው ያውቃሉ?

የቤት እና የቢሮ እቃዎች ፍሪጅ ፍሪጅ ከቤት እቃዎች ዉስጥ አንዱ ሲሆን ይሀውም በትኩስነታቸው የማይበሉ ምግቦችን ለማቆየት ያገለግለናል። ፍሪጅ ምግብ ሳይበላሽ ለረጅም ጊዜ የምናቆይበትም መሳሪያ ነው። ሌሎች ስለፍሪጅ ጠቀሜታዎች ያውቃሉ?

የቤት እና የዱር እንስሳት ፦ ጃርት፦ ጃርት ከዱር እንስሳት ውስጥ አንዷ ስትሆን በገሏ በሙሉ እሾህ ያለባት የዱር እንስሳ አይነት ነች ። ይኸውም ከጠላቶቿ ለመደበቅ የሚያገለግላት ነው ።ጃርት አይተው ወይም የጃርት እሾህ ሰው ሲዋጋ አይተው ያውቃሉ ?

ብስክሌት በአንድ ሰው የሚነዳ እግሮቻችንን በማንቀሳቀስ የምንጠቀምበት የመጓጓዣ አይነት ሲሆን ብስክሌት በተለይም በነዳጅ ቆጣቢነቱ ይታወቃል ። ሌሎች ከብስክሌት ጋር ተመሳሳይ የሆኑ መጓጓዣዎችን ያውቃሉ ?

ጫማዎች ፦ ቆዳ ጫማ ፦ ቆዳ ጫማ ከጫማ አይነቶች ውስጥ አንዱ ሲሆን ይኸውም በተለያዩ የእንሰሳት ቆዳ የሚሰራ የጫማ ዓይነት ነው ። ቆዳ ጫማ ከሱፍ አልባሳት እና ከተለያዩ ፕሮፌሽናል ከሆኑ አልባሳት ጋር ይዘወተራል ። ከዚህ በፊት ቆዳ ጫማ ኑሮዎት ያውቃሉ ?

የቤትና የቢሮ እቃዎች ሶፋ ሶፋ ከቤት እቃዎች ውስጥ አንዱ ሲሆን እንዲሁም ለመቀመጫነት የሚያገለግል እና ምቹ የሆነ የመቀመጫ ዓይነት ነው። ሌሎች የመቀመጫ አይነቶች እንደዚሁም የቤት ዕቃዎችን ሰምተው ያውቃሉ?

ማሽኖች የጁስ መፍጫ ማሽን የጁስ መፍጫ ማሽን የተለያዩ አትክልትና ፍራፍሬዎችን በተለይም ፍራፍሬዎችን በማስገባት የተለያዩ አይነት ጁሶችን የምንሰራበት ማሽን ነው። ከዚህ በፊት ምን አይነት ጁስ በመፍጫ ማሽን ሰርተው ያውቃሉ?

እፅዋት ፦ እሬት ፦ እሬት ከእፅዋት አይነቶች ውስጥ አንዱ ሲሆን መራራ ጣዕም ያለው የእጽዋት አይነት ነው ። ይህውም ለተለያዩ የመዳኒት አገልግሎት እንደዚሁም ለመዋቢያነት ይውላል ። እርስዎ ስለሬት ጥቅሞች ሰምተው ያውቃሉ ?

የበገና ሙዚቃ በገና የተባለውን ክራር መሰልና ትልቅ የሆነ መሳርያ በመጠቀም የሙዚቃ አይነት ሲሆን ወፍራም ድምፆችን በማምጣት የሚታወቅ የሙዚቃ አይነት ነው። የበገና ሙዚቃ ሰምተው ያውቃሉ?

ሃይማኖት እስልምና እስልምና በነቢዩ መሀመድ አስተምህሮት ላይ መሠረት ያደረገ የሃይማኖት አይነት ሲሆን በኢትዮጵያም ውስጥ በንግድ አድርጎ የገባ ሃይማኖት ነው። ስለ እስልምና ሌላ የሚያውቁት ነገር አለ?

መጠጦች ጠላ ጠላ በኢትዮጵያ ማህበረሰብ ውስጥ የሚዘወተር የመጠጥ አይነት ነው። ጠላ በተለይም ከጌሾና ከተለያዩ መሰል ነገሮች የሚሰራ ባህላዊና በጣም ታዋቂ የመጠጥ አይነት ነው። ከዚህ በፊት ጠላ ጠጥተው ያውቃሉ?

ቡና ቤቶች እና ምግብ ቤቶች አሳ ቤት አሳ ቤት ከምግብ ቤት አይነቶች ዉስጥ አንዱ ሲሆን ይሀውም የአሳ ምርቶች እና ከአሳ የሚሰሩ ምግቦችን የምንበላበት ምግብ ቤት አይነት ነው። እርሶ የሚያውቁት የአሳ ቤት አለ?

ጉዞ፣ ቱሪዝም እና ስደት፦ የበረሀ ጉዞ ፦ የበረሀ ጉዞ ከጉዞ አይነቶች ውስጥ አንዱ ሲሆን የሄውም በአይነቱ አድካሚ ሲሆን በውሀ ጥም የምንሰቃይበት የጉዞ አይነት ነው። ሌሎች ስለበረሀ ጉዞ የተባሉ ነገሮችን ሊነግሩን ይችላሉ?

ባንዲራና መለያ የጋና ባንዲራ የጋና ባንዲራ ቀይ፣ ቢጫ እና አረንጓደ ሲሆን የጋና ባንዲራ ከኢትዮጵያ ባንዲራ በተቃራኒ የተገለበጠ ቀለማትን የያዘ ነው። ከሌሎች ባንዲራወች አስገራሚ ነገሮችን ሰምተው ያውቃሉ?

ማህበረሰብ እና ቤተሰብ፦ ነገድ፦ ነገድ ለማህበረሰብ እና ቤተሰብ አንዱ ሲሆን ነገድ የተለያዩ ጎሳዎች በጋራ ሁነው የሚመሰርቱት ነው ። እርስዎ የሚያቁት የነገድ ስም ካለ ይጥቀሱ።

አርማ የሀገራት አርማ የሀገራት አርማ የተለያዩ ሀገራትን ለመግለፅ ወይም ለመወከል የሚጠቀሙባቸው የአርማ አይነቶች ሲሆኑ እነዚህም በእንሰሳትና በተለያዩ ነገሮች ይወከላሉ። እርስዎ የሚያውቁት የሀገር አርማ ምንድነው?

ዜና የመጽሄት ዜና ከዜና አይነቶች ውስጥ አንዱ ሲሆን የመጽሄት ዜና የተለያዩ ወቅታዊና ትኩስ መረጃዎችን በመጽሄት በኩል የምናስተላልፍበት ነው። እርስዎ የሚወዱት የመጽሄት ላይ ዜና ምንድነው?

ኤሌክትሮኒክስ ራዲዮ ዕቃዎች ውስጥ አንዱ ሲሆን ሬዲዮ የተለያዩ መረጃዎችን በድምጽ ብቻ የሚናገኝበት የኤሌክትሮኒክስ እቃ ነው። ከዚህ በፊት ሬዲዮን ኖሮት ወይም ሬዲዮን ተጠቅመው ያውቃሉ?

አትክልት እና ፍራፍሬዎች፦ ፕሪም ፦ ፕሪም ከአትክልትና ፍራፍሬዎች ውስጥ አንዱ ሲሆን በቅጥል ስሙ ትንሹ ቲማቲም ልንለው እንችላለን። ፕሪም ጣፋጭ እና እንደቲማቲም የሚፈርጥ አይነት የፍራፍሬ አይነት ነው። ከዚህ በፊት ፕሪም በልተው ያቃሉ?

የእጅ ሰአት የእጅ ሰአት ከኤሌክትሪኒክስ ውስጥ አንዱ ሲሆን የእጅ ሰአት በተለያየ አይነት መልኩ ሰአትን ለመቁጠር እንጠቀምበታለን። የእጅ ሰአት ለአያይዝ ምቹ የሆነ የሰኣት መቁጠሪያ መሳርያ ነው። ከዚህ በፊት የእጅ ሰአት ኖሮት ያቃል?

ልዩ ልዩ መሳሪያዎች ዶማ ዶማ ከልዩ ልዩ መሳሪያዎች ዉስጥ አንዱ ሲሆን ሶማ በተለይም አፈር እና ሌሎች የሚቆፈሩ ቦታዎችን ለመቆፈር እና ወደታች አድርጎ ለመስራት የምንጠቀምበት መሳሪያ ነው። ሌሎች የዶማ ጥቅሞችን ያውቃሉ?

አርማ የባንዲራ አርማ የባንዲራ አርማ ከአርማ አይነቶች ውስጥ አንዱ ሲሆን ይህም የተለያዩ መልእክቶችን በባንዲራው ላይ ለማስተላለፍ የምን ጥቅምበት የአርማ አይነት ነው። ስለ ባንዲራ አርማ አይነቶች ሰምተው ያውቃሉ?

የጽህፈት እቃ መሳሪያዎች ላጲስ፦ ላጲስ ከጽፈት ዕቃ መሳሪያዎች ውስጥ የምናካትተው ሲሆን ላጲስ በተለይም በእርሳስ የተፃፉ ጽህፈቶችን ለማጥፋትና ለማስተካከል ስንፈልግ የምንጠቀምበት ነው። ሌሎች የላጲስ ጠቀሜታዎችን ያውቃሉ?

ስነህንጻ እና ግንባታ አክሱም አክሱም በኢትዮጵያ ታሪክ ውስጥ እንዲሁም በአለም ታሪክ ላይ ካሉ ትልቅ የስነህንጻ እና ግንባታ አይነቶች ውስት አንዱ ሲሆን እሱም በዩኔስኮ የተመዘገበ በትግራይ አካባቢ የሚገኝ ነው። ስለአክሱም ሰምተው ያቃሉ?

ጌጣጌጥ ፦ አልማዝ ፦ አልማዝ ከጌጣጌጥ አይነቶች ውስጥ አንዱ ሲሆን አልማዝ በአለማችን ላይ በጣም ውድ እና የማይገኙ ከሚባሉ ቁሳቁሶች ወይም የጌጣጌጥ ዓይነቶች ውስጥ አንዱ ነው ። ሌሎች ስለ አልማዝ የተነገሩ ሚስጥሮችን ሰምተው ያውቃሉ ?

መጓጓዣ እና ተሽከርካሪዎች ባቡር በቁመቱ ረጅም የሆነና በራሱ የመጓጓዣ መንገድ ወይም ሐዲድ ላይ የሚሄድ የመጓጓዣ አይነት ሲሆን ባቡር በተለይም ብዙ ሰዎችን በአንዴ ከቦታ ቦታ ለመጓዝዝ ይጠቅማል። ሌሎች የባቡር ጠቀሜታዎችን ያውቃሉ?

ፖለቲካ ፦ መለስ ዜናዊ ፦ መለስ ዜናዊ በኢትዮጲያ ፖለቲካ ታሪክ ውስጥ ትልቅ ሚና ከነበራቸው ግለሰቦች ውስጥ አንዱ ሲሆን የኢትዮጵያን ፖለቲካ ለመቀየር ትልልቅ መጻፍትን እና የተለያዩ ሰነዶችን ያዘጋጀ ሰው ነው ። ስለ መለስ ዜናዊ ሰምተው ያውቃሉ ?

የቤትና የቢሮ እቃዎች ጠረጴዛ ጠረጴዛ ለቤትም ለቢሮም የሚያገለግል ሲሆን ጠረጴዛ የተለያዩ ነገሮችን ለማስቀመጥና እኛ ደግሞ ወንበር ላይ ተቀምጠን ለመጠቀም ያገለግልናል። ጠረጴዛ አይነቶ ሰምተው ያውቃሉ?

ዜና የጋዜጣ ዜና የጋዜጣ ዜና በጋዜጣ ላይ የሚገኙ ዜና ወይም መረጃወች የያዘ አምድ ሲሆን በተለይም ወቅታዊ እና አሁናዊ የሆኑ መረጃወችን የምናገኝበት ነው። የእርሶ ተመራጭ የሆነ የጋዜጣ ዜና ማግኛ ምንድን ነው።

ማህበረሰብ እና ቤተሰብ ፦ ጎፋ ፦ ጎፋ ከማህበረሰብ እና ቤተሰብ ውስጥ አንዱ ሲሆን ጎፋ ተመሳሳይ ዝርያ ያላቸው ቤተሰቦች በአንድ ላይ የሚኖሩበት የማህበረሰብ አይነት ነው ። እርስዎ የሚያውቁት የጎፋ ሰው ካለ ይጥቀሱ ?

ጉዞ ፣ ቱሪዝምና ስደት ፦ ህጋዊ ስደት ፦ ህጋዊ ስደት ከአንድ ሀገር ወደ ሌላ ሀገር የምናደርገው ህጋዊ በሆነና መንግስት ባወቀው መልኩ የሚደረግ የስደት አይነት ሲሆን ስለ ህጋዊ ስደት ጥቅሞች ሊነግሩን ይችላሉ ?

ዜና የጋዜጣ ዜና የጋዜጣ ዜና ከዜና አይነቶች ውስጥ አንዱ ሲሆን ያውም በጋዜጣ አምዶች ላይ የሚቀመጥ የጋዜጣ አምድ ክፍል ነው። የጋዜጣ ዜና ወቅታዊ መረጃዎችን ይሰጠናል። እርስዎ የሚያውቁት የጋዜጣ ላይ ዜና ምን በመባል ይታወቃል?

ጉዞ፣ ቱሪዝም እና ስደት፤ ህገወጥ ስደት፤ ህገወጥ ስደት ከስደት አይነቶች ውስጥ አንዱ ሲሆን ህገወጥ ስደት በተለይም ከአንድ ሃገር ወደሌላ ሃገር ባልተደቀደ እና ትክክለኛ ባልሆነ በህገወጥ መንገድ ለመውጣት መሞከር ነው። ሌሎች ጉዳቶቹን ሊነግሩን ይችላሉ?

ሀይማኖት ፦ የካቶሊክ እምነት ፦ የካቶሊክ እምነት ከሃይማኖቶች እና ከክርስትና ሃይማኖቶች ውስጥ አንዱ ሲሆን በኢየሱስ ክርስቶስ ላይ አስተምሮት ላይ መሰረት ያደረገ እና ከክርስትና ሃይማኖቶች ውስጥ የራሱን መርህ ለይቶ የወጣ ሐይማኖት ነው ። ሌሎች መጨመር የሚፈልጉት ነገር አለ ?

መዋቢያዎች ወይም የዉበት መጠበቂያ መስታወት ለመዋብያነት እና ለዉበት መጠበቂያነት ከምንጠቀምባቸው መሳሪያዎች ዉስጥ አንዱ ሲሆን፤ መስታዎት የራሳችንን መልክ በማየት የተለያዩ ነገሮችን የምናስተካክልበት ነው። ሌሎች የመስታዎት ጥቅሞችን ያውቃሉ?

ምግብ፦ የዶሮ ወጥ፦ የዶሮ ወጥ በኢትዮጵያ ውስጥ ታዋቂ የሆነ እስከ አለም አቀፍ ድረስ እውቅናን ያገኘ ጣፋጭ የምግብ አይነት ሲሆን የሄውም በበአላት እና ለተለያዩ ቱሪስቶች የሚበላ የምግብ አይነት ነው። የዶሮ ወጥ አሰራር እንዴት እንደሆነ ያቃሉ?

መጓጓዣ እና ተሽከርካሪዎች ብስክሌት ብስክሌት ከመጓጓዣ እና ተሽከርካሪዎች ውስጥ አንዱ ሲሆን ።ይህውም እግሮቻችንን በመጠቀም ፔዳሎቹም በመምታት የምናደርገው የምንጠቀምበት የመጓጓዣ አይነት ነው። ብስክሌት ነድተው ያውቃሉ?

መጠጦች ቢራ ቢራ ከአልኮል መጠጦች ውስጥ አንዱ ሲሆን ቢራ በተለይም በተለያዩ ተቋማት የሚሰራ የመጠጥ አይነት ነው። ቢራ ጠጥተው ያውቃሉ?

ዜና ፦ የሬድዮ ዜና ፦ የሬዲዮ ዜና የዜና አይነቶች ውስጥ አንዱ ሲሆን ይህውም በድምጽ ፣ በሬዲዮ በኩል የመነገር የሚታወቅ የዜና አይነት ነው ። ይህም ሰዎችን ወቅታዊ መረጃዎችን ለማስገንዘብ ይረዳል ። ሌሎች የዜና ምንጮችን እያውቃሉ ?

ማስታወቂያ፦ የጨረታ ማስተቀቂያ ፦ የጨረታ ማስተቀቂያ ከማስታወቂያ አይነቶች ውስጥ አንዱ ሲሆን ይሄውም ጨረታ ለማካሄድ ሲፈለግ ስለጠጫራቾች እና ስለጫራታው የሚደረግ የማስታወቂያ አይነት ነው። እርስዎ ስለ ጨረታ ማስታወቂያ ሰምተው ያቃሉ?

መጽሃፍት መሄትና ጋዜጣዎች የታሪክ መጽሃፍት የታሪክ መጽሐፍት ስለ በአንድ ሀገር ወይም ሰዎች ታሪክ የሚገልጽልን የመጽሐፍ አይነት ሲሆን የታሪክ መጽሐፍ ልዩ ልዩ ታሪኮችን በተደራጀ መልኩ የሚያስቀምጥልን ነው። እርስዎ አንብበው የሚያውቁ የታሪክ መጽሐፍ አለ?

ታዋቂ መሪዎች አባቶች አፄ ኃይለ ሥላሴ አፄ ሀይለስላሴ በኢትዮጵያ ታሪክ ውስጥ አዋቂ የነበሩ መሪ ሲሆኑ ሃይለስላሴ በኢትዮጵያ ታሪክ ለረጅም ዓመታት በመግዛት የሚታወቁ እስከ ውጪ ድረስ ታዋቂ የሆኑ መሪ ነበሩ። ስለ አፄ ኃይለስላሴ ሌላ የሚያውቁት ነገር አለ?

አንበሳ፦ አንበስ በአጼ ሀይለ ስላሴ የነበር አርማ ወይም መለያ የነበር ሲሆን ይሄውም የኢትዮጵያን ጀግንነት ለማሳየት ይጠቀሙበት ነበር። ስለሌሎች አርማዎች ምን አይነት መረጃ አለዎት?

መዋቢያዎች ወይም የውበት መጠበቂያ የፀጉር ቀለም የፀጉር ቀለም የተለያየ አይነት ቀለማት ፀጉራችንን ለማቅለም ወይም ለማስተካከል የምንጠቀምበት ሲሆን ፀጉራቸውን የተለየ ከለር እንዲይዝ ሰዎች የሚጠቀሙበት መሳሪያ ነው። ከዚህ በፊት ተጠቅመው ያውቃሉ?

የቤት እቃዎች ፍሪጅ ፍሪጅ ከቤት እቃዎች ውስጥ አንዱ ሲሆን ፍሪጅ በተለይም የሚበላሹ ምግቦችን ሳይበላሹ ለረጅም ጊዜ እንድቆዩ ለማድረግ እና ለማቀዝቀዝ ይጠቅመናል። እርስዎ ከዚህ በፊት ፍሪጅ ውስጥ እቃ አስቀምጠው ወይም ተጠቅመው ያውቃሉ?

ስነ ህንጻና ግንባታ የአክሱም ሀውልት የአክሱም ሀውልት በኢትዮጵያ ታሪክ ትልቅ ሚና የተጫወተ የግንባታ አይነት ሲሆን የአክሱም ሀውልት በየአመቱ በብዙ በቱሪስቶች የሚጎበኝ የግንባታ አይነት ነው። የአክሱም ሀውልትን አይተው ያውቃሉ?

ማህበራዊ ሚዲያ ፌስቡክ ፌስቡክ ከማህበራዊ ሚዲያዎች ውስጥ አንዱ ሲሆን ፌስቡክ በማርክሊከንበርግ የተመሠረተ የማህበራዊ ሚዲያ አይነት ነው። ከዚህ በፊት የፌስቡክ አካውንት ኑሮዎት ወይም አሀን ላይ ፌስቡክ አካውንት አለዎት?

ህንጻ እና ግንባታ የላሊበላ ዉቅር አብያተ ክርስትያናት የላሊበላ ዉቅር አብያተ ክርስትያናት በኢትዮጵያ እንዲሁም በአለም ታሪክ ዉስጥ ትልቅ አሻራ የጣሉ የግንባታ እና ስነ ህንጻ ሲሆን ይሀው በዩኔስኮ የተመዘገበ የስነህንጻ አይነት ነው። ሌሎች ስለ ላሊበላ የተባሉ ነገሮች ያውቃሉ?

መሰረተ ልማት ፦ መንገድ ፦መንገድ ከመሰረተ ልማቶች ውስጥ አንዱ ሲሆን መንገድ በተለይም ለመጓጓዣ እና ለማህበረሰቡ የሚሆን የመሄጃ ቦታን መፍጠር ነው ። ስለ መንገድ ጥቅሞች ሊነግሩን ይችላሉ ?

ሀይማኖት ፦ ቡዲዝም ፦ ቡዲዝም በቻይና እና በህንድ አካባቢ የሚዘወትር የሃይማኖት አይነት ሲሆን ቡዲዝም በቡድሃ አስተምሮት ላይ መሰረት ያደረገ እምነት ነው ። ከዚህ በፊት ስለ ቡዲዝም እምነት ሰምተው ያውቃሉ ?

ማስጌጥ ማደራጀት ማደራጀት ከማስጌጥ ተግባራት ዉስጥ አንዱ ሲሆን ማደራጀት የተለያዩ ዝብርቅርቅ ብለው የተቀመጡ እቃዎችን በአንድ ላይ እና በተደራጀ መልኩ በማድረግ የምናስጌጥበት ዘዴ ነው። ሌሎች የማደራጀት ጠቀሜታዎችን ሊነግሩን ይችላሉ?

ጌጣጌጥ ወርቅ ወርቅ ከጌታጣጌጥ አይነቶች ውስጥ አንዱ ሲሆን ይኸውም በአንገት ሀብል እና በተለያዩ የእጅ እና የእግር አምባሮች እንደዚሁም የጆሮ ጌጦችን ለመስራት የምንጠቀመው ጌጣጌጥ ነው። ሌሎች የወርቅ ጠቀሜታዎችን ያውቃሉ፡?

ነጠላ ጫማ ነጠላ ጫማ ከጫማዎች ዉስጥ አንደኛው አይነት ሲሆን፤ ነጠላ ጫማ በተለይም በሞቃት አካባቢ እና ቀለል አርገን ለመልበስ ስንፈልግ የምንጠቀመው የጫማ አይነት ነው። ስንት ነጠላ ጫማ እስካሁን ድረስ ለብሰው ያውቃሉ?

የቤት እና የዱር እንስሳት ዝሆን:- ዝሆን ከዱር እንስሳት ዉስጥ አንዱ ሲሆን ዝሆን በግዝፈቱ በአለማችን ላይ ካሉ እንስሳት ትልቁን ቦታ ይይዛል። ዝሆን እስከ 100 ኪሎ የሚበላ እና እስከ 100 ሊትር ድረስ የሚጠጣ እንስሳ ነዉ። ከዚህ በፊት ዝሆን አይተዉ ያዉቃሉ?

ሙዚቃ ባህላዊ ሙዚቃ የተለያዩ ባህላዊ መሳርያዎችን በመጠቀም የምንጫወተው የሙዚቃ አይነት ሲሆን ይኸውም ክራር ፣ማሲንቆ ፣በገናና የመሳሰሉትን በመጠቀም የሚጫወቱት ባህላዊ ባህላዊ ሙዚቃ ይባላል። ሌሎች የባህላዊ ሙዚቃ ማጫወቻቸውን ሊነግሩን ይችላሉ?

አርማ የድርጅቶች አርማ የድርጅቶች አርማ የተለያዩ ድርጅቶች እንደ እራሳቸው መግለጫ የሚጠቀሙበት የአርማ አይነት ሲሆን ይሀውም ስለድርጅቶቹ የተለያዩ ይዘቶችንና መልዕክቶችን ያስተላልፋል። የሚያውቋቸው የድርጅት አርማወችን ይጥቀሱ።